ይህ በምስሉ ላይ የምመለከታት ሴት ደስታን የጎናጸፈች ገዥዎቿን በተከታታይ የምትቀበል ሴት ስትመስል የምተሸጣቸው ቅማቅመሞች በቀለም ያሸበረቁ ሁነው ይታዩኛል።

ይህ በምስሉ ላይ የምንመለከተው መናፈሻ ቦታ የሚመስል ሲሆን መቀመጫዎች ደሞ በተለየ ቀለም ያሸበረቁ ስለሆነ የደስታ ስሜት ይሰጣል። እንዲሁም በዛፎች ስር ስለሆነ የደስታ ስሜት ይሰጣል።

ይህ በምሥሉ ላይ የሚመለከታቸው ሁለቱ ሴቶች ለሰዎች የኢትዮጵያን ባህላዊ አለባበስ በሚያምር እና ደስታን በሚያጭር ሁኔታ እያቀረቡ የሚገኙ ሲሆን፤ አንዷ በሰማያዊ አንዷ ደግሞ በነጭ የባህል አልባሳቶቹን በልዩነት መልኩ በማሳየት ይገኛሉ።

በፊት ለፊቴ ላይ የሚገኘው ምስል ላይ ያለው ግንባታዎች የጋራ መኖሪያ ቤቶች ሲሆኑ እንዲሁም የመናፈሻ ቦታ አረንጓዴ የሆኑ ቦታዎች ሲገኙ መረማመጃ ቦታዎችም ያካተተ ነው ። ይህም ለሰዎች ኑሮ ምቹ እና ደስተኛ ያደርጋል ።

ይህ በፊትለፊቴ ላይ የሚገኘው ምስል የእርሻ ወይም የግብርና ዘዴን ተከትሎ የተሰራ ሲሆን ፤ ስልቱም በጣም ያስደንቃል ወይም ያስደምማል ፤ ለእርሻ አመች እንዲሆን ተመጥኖ እንደተሰራም ያስታውቃል።

ይህ በምስሉ ላይ የሚገኙት ወንድና ሴቶ የኢትዮጵያን ባህላዊ ልብስ ለብሰው ለታዳሚወቹ እያቀረቡ ስለሚገኙ ይህም ባህላችን ለማስተዋወቅ ስለሚረዳ ደስታ ይሰማኛል ።

በፊትለፊቴ ላይ የሚገኘው ምስል ላይ ያሉት ሰዎች በጋራ ተሰብስበው እየተዝናኑ ወይም እየጨፈሩ ሲመስል ይህም አብሮነትን እና ጓደኝነትን እንዲህ ያለ ስሜት የሚያጠነክር በመሆኑ ደስታ ይሰማኛል ።

በፊት ለፊቴ ላይ ያለው ምስል ላይ የሚገኘው ቤት ወይም መኖሪያ በቆርቆሮ የተሰራ ሲሆን ፤ ኋላ ላይ ራቅ ብሎ የሚታይው ደሞ በእንጨት ገና በመሰራት ላይ ያለ ቤት ይመስላል ፤ ይህም የሚያሳየው ያሳዝናል ፤ ገንዘብ አለመኖርን፣ ድህነትን ያሳያል።

ይህ ደግሞ ስሙን መጠሪያውን ባላውቀውም የሴቶች የፊት ፋውንዴሽን ሜካፕ ይመስለኛል። የተለያዩ ካሮት፣ እንደ ቡናማ፣ ፒንክ፣ እንደ ደብዛዛ ሰማያዊ አይተቶች የያዘ የፊት ፋውንዴሽን መቀቢያ ማሳመሪያ ውበት መስጫ የሴቶች ይመስለኛል።

በምስሉ ላይ የምንመለከተው ነገር ጉብታማ የሆነ የመሬት ክፍል ሲሆን፤ ተራራ አንለውም ።ትልቅ አይደለም በጣም ደግሞ በታች ላይ ደግሞ የ እርሻ ላይ የጀመረ መሬት ሲገኝ ፤ በአረንጓዴ ዛፎች የለበሰ ተራራ ይመስላል።

ይህ በምስሉ ላይ የምንመለከተዉ የመናፈሻ ስፍራ በዳርቻዎቹ ላይ በዉኃ ቀዝቃዛ አየርን እየሰጠን ደስታን እና ረፍትን ከጭንቀት ነፃ የሆነ አዕምሮ እንዲኖረን የሚያደርግ ሰላማዊ የሆነ ስፍራ መስሎ ይታያል።

በምስሉ ላይ የሚታየው ልጅ ገና በመታረስ ላይ ያለ እርሻ ላይ ዘሮችን እየዘራ ሲገኝ፤ ይህም የሰው ልጅ ለመለወጥ የሚያደርገውን ጥንካሬ እና ችግር ታታሪነት ስሜት ይገልጻል።

በፊት ለፊቴ ላይ የሚገኘው ምስል ሶስት ሴቶች ያሉት ሲሆን እነሱም የየራሳቸውን ባህላዊ አልባሳት ይዘው ለብሰው አጊጠው በመቆማቸው ለማንኛውም ኢትዮጵያውያን የአለባበስ ተምሳሌት በመሆናቸው ኩራትና ደስታ እንድሰማ ያደርጋል።

ይህ በፊለፊቴ ላይ ያለው ምስል ላይ የሚገኘው የመዋቢያ የሴቶች የሽፋሽፍት ማስዋቢያ ሲሆን ለሴቶች ኩራትን እና በራስ መተማመንን የሚጨምር ሲሆን ለወንዶች ደግሞ ሴቶች ዉብ ሆነው እንዲታይዋቸው ደስታን ይሰጣቸዋል::

ይህ በምስሉ ላይ የምመለከታቸው ሰዎች በቤተ አምልኮ ውስጥ ተገኝተው በአንድ ላይ እምነታቸውን እያከበ፤ አምላካቸውን እያመለኩ ሲሆን ይህም የአንድነት ስሜትን ፣የተስፋን፣ የጥሩ ነገር መምጣትን ተስፋ የማድረግ ስሜትን በአንድ ላይ የሚገልጹ ሁኖ አግኝቻቸዋለሁ።

ይህ በፊት ለፊቴ ላይ የሚገኘው ምስል ላይ ያለው ፀጉር ሲሆን ፀጉሩም ቀለሙ እንደ ጉንጅ የጠቆረ ሲሆን ውበቱም ይማርካል ርዝመቱም እንደ ዘንዶ የተጠቀለለ ይመስላል ። ደስ የሚል ስሜትም ያጭራል ።

በፊት ለፊቴ ላይ የሚገኘው ምስል ላይ ያለችው ሴት ትልቅ ተራራ ጫፍ ላይ ወታ ቆማ፣ እጇን ወደ ላይ አድርጋ፣ የአናፊነት ስሜቷን እየገለጸች ያለች መስላ ትገኛለች። ይህም ደስታን ይጭርብኛል።

ይህ ከፊትለፊቴ ያለው ምስል ላይየሚገኙት ሰዎች ሁለቱም ወኔ በተሞላበት መልኩ ቆመው የሚገኙ ሲሆን በዙሪያቸውም ገና በደንብ ያልበቀሉ ዕፅዋቶች በመስኖ መልኩ ተዘርተው ይገኛሉ።

ይህ የዳግማዊ አፄ ቴዎድሮስ ምስል ለማንኛውም ኢትዮጲያዊ የመስዋዕትነትን ትልቅነት፥ ኩራት እንዲሁም ደስታን የሚሰጥ ሲሆን በውስጣችን ሁላችንም የምናስበውን የኢትዮጵያንን ጀግንነት ተምሳሌት ያደረገልን ሲሆን እንዲሁም የኢትዮጵያውያንን የስነ ህንፃ አቅም ያሳያል።

በምስሉ ላይ የምንመለከታቸው ተማሪዎች ማሊያ ለብሰው እየተጫወቱ ስለሚገኙ የተማሪዎች የአሸናፊነት አቅማቸው እንዲጨምር ስለሚያደርግ የደስታ ስሜት ይጨምርብኛል።

ይህ በፊትለፊቴ ያለው ምስል እንደሚመለከተው ከሆነ፤ በድሮ ልማዳዊ አሰራር የተገነቡ ቤቶች ሲሆኑ ይህም ማንም ሰው በዚች ሃገር እንዳቅሙ ሆኖ መኖር መቻሉን ስለሚያሳይ ደስታ ይሰማኛል።

ይህ ምስል የመጸዳጃ ቤት ምስል ሲሆን፤ የሚያምር ፣ ዘመናዊ ቢሆንም ቀለሙ ቀይ ደስ አይልም። ጽዳቱ ግን በጣም አስደሳች ነው።

በምስሉ ላይ የምንመለከተው የመሰረታዊ አገልግሎት መስጫ ህንፃ ሲሆን በጎን እና በጎን ለምለም እና በዕዋት ያሸበረቁ የሠራተኞች ነፋሻማ ስሜትን እሚሰጥ ይመስላል።

በፊት ለፊቴ ላይ የሚገኘው ምስል ላይ ያለው የቤት ወይም የቢሮ እቃ የልብስ ማስቀመጫ ሲመስል ጽድት ብሎ በመሰራቱ ማራኪ ገጽ ስላለው ደስታን ይሰጣል፡ እንዲሁም በቀለሙ ነጭ የሆነ ስለሆነ አሪፍ ነው።

ይህ በምስሉ ላይ ያሉ ሰዎች ለራሳቸው ነፍስ ስሉ በሰላማዊ ሰልፍ በኩራት ሲናከሩ ኩራት ይሰማኛል ።

ይህ በምስሉ ላይ የምትመለከቱት ጓደኝነት ስሜትን፣ የማህበራዊ ህይዎትን እና ጨዋታን በመጠጥ እያዋዙ የሚገልጽ ሲሆን የማንኛዉንም የአብዛኛው ኢትዮጵያዊ የህይዎት ዘይቤ የሚያሳይ ነው።

ይህ በምስሉ ላይ የሚታዩት እንስሳዎች ዋልያ አይቤክስ ሲሆኑ ፤ በኢትዮጵያ የሚገኙ ውድ የሆኑ ብርቅዬ እንስሳዎች ሲሆኑ እነሱን መመልከት ውበት ፥ድንቅነትና፥ ጥንካሬ ፥ ግርማ ሞገስ ያላቸው እንስሳቶች ሆነው ይታዩኛል።

በፊት ለፊቴ ላይ የሚገኘው ምስል ላይ ያለው መጠጥ ሲሆን የመጠጡ በምንመልከትበት ጊዜ ጥማት ስሜት እንዲሰማኝ ያደርገኛል። እንዲሁም ሃረር ቢራ ተብሎ ተጽፎበት የሚገኝ በሃረር ኩራት ይሰማኛል።

ይህ በምስሉ ላይ የምንመለከተው እርሻ ሲሆን ፤ እጽዋቶቹ እንደሚታየው ሰፊ የሆነ ሜዳ ላይ ተንጣለው ይገኛሉ። እነዚህን በምንመለከትበት ሰአት ለምለምነትን፥ እና ሰፊ የሆነ ቦታ ላይ መቀመጣቸውን ፤ እርጋታንና ንፁሃ አየርን የሚሰጡ ይመስላሉ።

ይህ ፊትለፊት የሚታየኝ ምስል የጨው መፍጫ መሳሪያ ሲሆን ለሰራተኞቹ እፎይታ የሚያመጣ ፈጣንና ቀልጣፋ የሆነ መፍትሔ ያመጣ ሲመስል እንድሁም አራት ማዕዘን ቅርጽ የያዘ ነው።

ይህ በምስሉ ላይ የምንመለክተው በባቲ የተቀመጠው የመኮረኒ ምግብ ሲሆን ቀለሙም እንዲሁም መልኩ ለመብልነት የሚቀርብ ሲሆን ሲያዩትም ጣፋጭ የሚመስል ደስታን የሚሰጥ ረሃብንም የሚሽር ምግብ ይመስላል።

ይህ በፊት ለፊቴ ላይ የሚገኘው ምስል ላይ ያለው ብርቅዬ እንስሳ ዋልያ አይቤክስ እንደሆነ ሳስብ የሚያምር የሆነ ቀይ የሆነ ፀጉር ያለው ቀንዶችም ትልልቅ ናቸው ይህም በሀገሬ ላይ ኩራትና ደስታ እንዲሰማኝ ያደርጋል።

ይህ በፊት ለፊቴ የሚታየኝ ምስል የቀንድ ከብት መሸጫ ስፍራ ሲሆን በበዓል ወቅት ከሚደረጉ ጉድጉዶችን ያስታውሰኛል እንዲሁም ደስታና የበዓል ወቅት ዋዜማ ሽታው እንዲሁም ድባቡ በአእምሮዬ እንዲቀረፅ ያደርጋል።

በምስሉ ላይ የምንመለከታቸው ሴቶች የጎንደር ባህላዊ አለባበስ የሚመስል ልብስ ለብሰዋል ።እንድህም ሰማያዊ በቀለም ያሸበረቀ ልብስ በመሆኑ ደስታን ይሰጣል። እነሱም በመጨፈር ሰው እያዝናኑ ይመስላሉ።

በፊት ለፊቴ ላይ የሚገኘው ምስል ላይ ያለው ትልቅ ዛፍ ሲሆን ስሮቹም የወጡ ያረጁ እና እድሜው ረጅም የሆነ ዛፍ ስለሚመስል አድናቆት እና አግራሞት ይሰማኛል። ይህን ያህል አመት እንደሚኖር ሳውቅ።

በፊት ለፊቴ የሚታየኝ ምስል የኢትዮጵያ ቡና እና ሻይ ልማትና ግብይት ባለስልጣን አርማ ሲሆን በመሐሉም ኢትዮጵያን በአረንጓዴ የመሰለ ሲሆን ቡናን ደግሞ በጥቁር ቀለም አርማ ያስቀመጠ ሲሆን ይህም ቡናችን ኩራታችን እንደሆነ ያሳያል።

ይህ የሚገኘው ፍራፍሬ የሚመስል ፍራፍሬ የሆነ እጽዋት ሲሆን ቀይ የሆነ አንዳንዱ ደሞ ለሁለት የተከፈለ በውስጡ ደግሞ ፍሬዎቹ ጠይቀ የሆነው የሚታዩበት የእፅዋት አይነት ነው።

በምስሉ ላይ የሚገኘው ታዋቂው የትዝታው ንጉስ የማህሙድ ምስል ነው። የሱን ዘፈኖች በምንሰማበት ጊዜ ትዝታን የሚያስነሳብን። የኢትዮጵያ ሙዚቀኛ ነው።

ይህ በምስሉ ላይ የምንመለከተው ምስል ህፃናቶች አብረው በስነስርአት እየተጫወቱ ይገኛሉ። እንዲሁም ጓደኝነታቸውን እና ማህበራዊ ግንኙነታቸው ላይ ትልቅ የሆነ ሚና ሲጫወት ደስ ይለኛል።

ይህ በፊት ለፊቴ ላይ የሚገኘው ምስል ላይ ያለው መንገድ በጣም ሰፊና ብቁ መኪኖችን ማሳለፍ የሚችል በመሆኑ ይህም ለመኪናዎችም ለተሳፋሪዎችም ጥሩ የሆነ ስሜት ስለሚሰጥ ደስ ይለኛል።

ይህ በምስሉ ላይ ከፊት ለፊቴ ምስል ላይ የሚገኘው ምስል ላይ ያለችው ህጻን የሀገር ባህላዊ ልብስ በመልበስ እንዲሁም የሀገራችን ባህል እና ጌጣጌጦች በማጌጥ የተዋበ አልባስ በማልበስ በራሳችን እንድንኮራ የሚያደርግ ስሜት ይጭርብናል።

ይህ በፊቴ የሚገኘው ምስል ተጫዋቾቹና ትንሽየዋን ኳስ በቁልምም እንጨት በመምታት እየተጫወቱ የሚገኙ ሲመስል ለተጫዋቾችም መፎካከር ስሜትንና የአሸናፊነት፣ የወኔነት ስሜት እንዲኖር ያረጋል።

ይህ በፊት ለፊቴ የሚታየው ምስል ተማሪዎች ተራርቀው እርስ በርሳቸው ሳይጠጋጉ ተቀመጠው ሲገኙ እንዲሁም በፊት ለፊታቸው ደግሞ የአፍና የአፍንጫ መሸፈኛ አድርጎ ይቀመጣሉ ይህንንም ሳይ ያሳዝነኛል።

ይህ በምስሉ ላይ የምንመለከታቸው ሰዎች በጋራ ደስ የሚል ጊዜ እያሳለፉ ሲሆን ጓደኝነት ስሜት ያለው ማህበራዊ ህይወትና ጨዋታን አንድ ላይ እያጣጣሙ ይገኛሉ። እንዲሁም መጠጥ እየጠጡ የተለያዩ ምግብ እየተመገቡ ይገኛሉ።

ይህ በምስሉ ላይ የምመለከተው ቤት የጋራ መኖሪያ ቤት ሲሆን ረዥምና ትልቅ በመሆኑ የብዙ ቤት የለላቸው ሰዎች ፍላጎት የሚያማላ በመሆኑ ደስታ እና እፎይታ ይሰማኛል።

ይህ በምስሉ ላይ የምመለከተው ሁለት እጆች በካቴና ታስረው ሲሆን ሀዘንን መለየትን ጥፋትን እንድሁም ከሰው መለየትን የሚያሳየው ምስል ሲሆን ሀዘንን ይገልጻል።

ይህ ደግሞ በምስሉ ላይ የምንመለከተው የኢትዮጵያ ባህላዊ አልባሳት ወይም ደግሞ ቆብ በተለይ ደግሞ ገበሬዎች የሚለብሱት አይነት ቆብ ተሰርታ ባዛር ላይ እንደሚሸጠው አይነት ስር ላይ እየተሸጠ ይመስለኛል።

በዚህ ምስል እንደምንመለከተዉ እነዚህ ሴት ህፃናቶች ህፃናቶች የአካል እንቅስቃሴ እያደረጉ ወይም መዝሙር እየዘመሩ ይመስላል። ከኋላቸዉ ደግሞ የአሻንጉሊት ልብስ የለበሰ ሰዉ ቆሞ ይታያል።

ይሄ በምስሉ ላይ የሚመለከተው ስካቫተር እና ተሳቢ ሲኖትራክ ሲሆኑ በግንባታ ላይ የሚገኝ መሰረት ላይ መሰረትፌዝ ላይ ያለው ግንባታ ሲሆን ይሄኛው ደግሞ ስካቫተሩ ወደ ሲኖትራኩ አፈር እየገለበጠ ይገኛል።